በምስሉ ላይ እንደምንመለከተው አንድ የቀይ መስቀል መኪና ቁመው እንዲሁም ደግሞ በዙሪያው አረንጓዴ ዕጽዋቶች ቆሞ ይገኛሉ እና ቀይ መስቀል መኪናው በጎን በኩል ቀይ የሆነ መስቀል በላዩ ላይ የተሳለ ሲሆን በላዩ ላይ እንደ ቀይ የሆነ የቆመ መብራት ይታያል እና ይህ የቀይ መስቀል መኪና ለምን አላማ የሚውል ይመስላቹሃል?